ይህ የሚታየው ለመቀመጫነት የሚያገለግል የቤት እና የቢሮ እቃዎች አይነት ሲሆን፤ ይህ የቤት እና የቢሮ እቃዎች አይነት እንዴት ይሰራል፣ ከምን ይሰራል፣ በምን አይነት ቅርፅ ይሰራል?

ይህ የሚታየው ጥበብ እና ባህልን የሚገልጽ የሚያምር ቅርፃ ቅርፅ ያላቸው እንስሳቶች እና ቅርፃ ቅርፆች ከእንጨት እና ከድንጋይ ተፈልፍለው የተሰሩ ሲሆን ይህ ቅርፃቅርፅ የት ነው የሚገኝ? ለምን ጥቅምነት ይውላል ?

የደብረታቦር ዩኒቨርሲቲ አርማ ይታያሉ። ከአርማው ውስጥ መድፍና የስንዴ ዘለላው ለምንድን ነው የተቀመጡት ምስሉን በማስመልከት።

ይህ የሚታየው ይቲዮታ አርማ ያለው የመኪና አይነት ወይም መጋጋዣ እና ተሽከርካሪ ሲሆን ፤ ይህ መኪና ለምን ለምን ጥቅም ይውላል? ምን ምን በማድረግ ለሰዎች አገልግሎት መስጠት ይችላል? ከምን ከምንስ ነው የተሰራው?

ጭነቶችን እና እቃዎችን የሚያጓጓዝልን ተሳቢ ተሽከርካሪዎች የሚታየን ሲሆን ፤ ምን ምን እቃዎችን ይጭናል? ስንት ጎማ አለው? ስሙስ ምን ይባላል?

ይህ የትምህርት አይነት ሲሆን፤ በቡድን ሰብስቦ እንዲወያዩ ማድረግ ሂደት ነው። እንዲህ የሚያደርጉት ለስንት ተማሪዎች ነው ወይም አንድ ቡድን ውስጥ ስንት ተማሪ ይገኛል? ከነዚህ ተማሪዎች ስንት መሪ ይኖራቸዋል?

ይህ የሚታየው ምስል ታዋቂ የሙዚቃ አቀንቃኝ ሲሆን ፤ ስሙ ማን ይባላል? የት ነው የተወለደው? ስንት ልጆች አሉት? ሚስትስ አግብቷል ወይ?

ይህ የሚታየው የአንቦ ውሃ ማስታወቂያ ሲሆን አንቦ ጠበሉ የጥንት አንድ ለእናቱ የሚል ሲሆን ይህ ውሃ ጥቅሙ ምንድን ነው?

ይህ የሚታየው የኢትዮጵያ የኦርቶዶክስ ሃይማኖት በአል ነው። ይህ የሚወጡ ሰዎችን የሚያሳይ ሲሆን ፤ የሚውጡት መቼ መቼ ለየትኛው በአል ነው እንደዚህ የሚወጡት?

ባህር ላይ የምትንሳፈፍ የጣና ነሽ የሚል መርከብ ይታያል እና ይህ መርከብ ምን ምን እያደረገ ነው ?ወይስ ምን ምን ጭኗል? ለምን ለምንስ ይጠቅማል?

ይህ የምታዩት ውብ እና የሚያምር ኮረብታማ አይነት የተፈጥሮ አካባቢ ሲሆን ይህ አካባቢ በውስጡ ምን ምኖችን ይዟል? እነዚህ የሚታየው ነጭ ነጩ ክፍል ምንድን ነው?

ይህ የሚታየው የዕጽዋት አይነት ሲሆንባህር ዛፍ በመባል ይታወቃል። ባህር ዛፍ ለምን ለምን ጥቅም ይውላል ? እንድሁም ለህክምና አገልግሎትስ የሚውለው መቼ ነው?

በባህላዊ መንገድ የሚሰሩ የቤት ገጣጌቶች ዕቃወች ሲሆኑ እነዚህ እቃዎች ከምን ይሰራሉ? ለምን ይሰራሉ? ምንስ ጥቅም ይሰጣሉ? እና እንዴት ይሰራሉ?

ይህ የሚታየው የአማርኛ ፊደል ገበታ ሲሆን፤ በመካከሉም ቃላቶችና አረፍተነገሮች አሉት። ለምሳሌ ፦ ኢትዮጵያ ትቅደም የሚል። ይህ የፊደል ገበታ ለምን ለምን ጥቅም ይውላል? እንዲሁም ምን አይነት ትምህርቶችን ያስተምራል?

ይህ የሚታየው የፋይዳ ዲጂታል መታወቂያ ሲሆን፤ ይህን መታወቂያ መያዝ ወይም መጠቀም ለምን ያስፈልጋል? እንዲሁም እንዴት ማግኘት ይቻላል?

እነዚህ እግር ኳስ ተጫዋቾች ናቸው። እነዚህ የእግር ኳስ ተጫዋቾች ስንት ናቸው? ምን አይነት ልብስ ነው የለበሱት? ምን ምን ማሊያዎችን ለብሰዋል? እና ለምንድን ነው እንደዚህ ሆነው ፎቶ የተነሱት?

ይህ የሚያምር ወርቃማ ቀለም ያለው ጌጣጌጥ አይነት ሲሆን ፤ ይህ የጌጣጌጥ አይነት ስሙ ምን ይባላል? ለምን ጌጥነት ነው የሚውለው? መቼ መቼ በዚህ ጌጣጌጥ መዋብ ይቻላል?

እነዚህ ሽጉጦች ወይም መሳሪያዎች ሲሆኑ፤ ህግን ለማስከበር የሚያገለግሉ ናቸው። እንዲሁም ህግን ለመጣስ ይገለገሉባቸዋል። እነዚህ መሳሪያዎች መኖራቸው ምን ጥቅም አላቸው? አለመኖራቸውስ ምን ጉዳት አለው ለህግ አስከባሪዎች?

በምስሉ ላይ የሚታየው መዋቢያዎች ወይም የውበት መጠበኪያ ሲሆኑ፤ የጸጉር መታጠቢያ ሳሙና ሲሆን፤ ይህ ሳሙና ስሙ ምን ይባላል? መጠኑስ ምን ያክል ነው?

የትምህርት ሚንስቴር አርማ ይታያል። ይህ የትምህርት ሚንስቴር አርማ በውስጡ ምንምን ነገሮችን ይዟል? አርማ የተቀመጠውስ በምን አይነት ቅርጽ ነው?

ይህ የምታዩት ግብርና ማሳ ገበሬ ሲሆን ምን እያደረገ ነው? እናስ በእጁ ምን እያደረገ ነው? ምንምን በማድረግ ነው ግብርና የሚከናወነው?

ይሄ የእስፖርት አይነት ሲሆን ትግል ይባላል። ይሄ ትግል የሚካሄደው በስንት ሰዎች ነው? ስንት ዳኛ ያስፈልገዋል። እንዲሁም አሸናፊው ምን ያክል ነዉ?

በምስሉ ላይ የሚታዩት ሰዎች ለመዝናናት ወደ ተራራዎች ወይም ቅርሳዊ ወደ ሆኑ ቦታዎች እየወጡ እንደሆነ ያሳያል። እነዚህ ሰዎች ለምንድነው ሚወጡት? ምንን ለማየት ነው ሚወጡት ወይም ጉዞውን የሚያደርጉት?

ይህ ታዋቂው እና አስደሳቹ ቴዲ አፍሮ የሚባል የሙዚቃ አቀንቃኝ ሲሆን ቴዲ አፍሮ የተወለደው መቼ ነው? ሚስቱ ስሟ ማን ይባላል? ስንት ልጆች አሉት?

ይህ የሚታየው የማኅበረሰቡ ባህል ያ ማለት ጋብቻ ስነስርዓት የሚፈፀምበት የባህል አይነት ሲሆን ይህን የሚያደርጉት ለምንድን ነው? በምን አይነት መስፈርት ነው እንደዚህ አድርገው የሚጋቡትስ?

ይህ የሚታየው የፋሽን አልባሳትን የለበሱ ወጣቶች ሲሆኑ አነዚህ ወጤቶች ምንን ለማስተዋወቅ ነው ይህን አልባሳት የለበሱት ?መቼ ነው እንደዚህ አይነት አልባሳት የሚለበሰው!

አሳዎችን ማጥመድ የግብርና ሂደት ሲሆን በቀን ስንት አሳ ማጥመድ ይቻላል? እንደዉም ስንት የአሳ አይነቶችን ይጠመዳል?

ይህ የኢትዮጵያ ብሔራዊ ምርጫ ቦርድ አርማ ሲሆን ምን ምን ጥቅሞች አሉት ? መቼ መቼ ጥቅም ላይ ይውላል? በማን ነው የተመሰረተው? ለምንስ ተመሠረተ?

የመኖሪያ ቤት ሲሆን የሚያምር ነጭ ቀለም አለው ግድግዳው። እና ይሄ መኖሪያ ቤት ለምን ለምን ያገለግላል? ለምንስ ይጠቅማል? ምን አይነት አገልግሎትስ ይሰጣል ?

ይህ የሚታየው የሐይማኖት ቦታ ወይም መለኮታዊ ቦታ ሲሆን ይህ ቦታ ምን ምን ይታዩበታል? በውስጡስ ማን ማን አሉ?

ይህ የሚታየው የሚያምር ፎቅ ቤት ሆም ላንድ የሚል የቤርና ቤቶችና የምግብ ቤቶች አይነት ሲሆን፤ የሆም ላንድ የምግብ ቤት አይነት የት ነው የሚግርኘው? ለምንስ አገልግሎት ይውላል?

ይህ የሚታየው የባህል ጥበብ አካል የሆነው የገና ጨዋታ ነው። ይህንን ጨዋታ የሚጫወቱት መቼ ነው? እንዲሁም ስንት ተጫዋቾች ሆነው ነው የሚጫወቱት?

ይህ የሚታየው "ወሪሳ የውድቀት ፈለጎች" የሚል መፅሐፍ ሲሆን በአለማየሁ ገላጋይ የተፃፈ ነው። ይህ መፅሐፍ መቼ ነው የታተመው? ዋጋውስ ስንት ነው? ምን ያክል ገፆች አሉት?

ይህ የሚታየው ከተለያዩ የምግብ አይነቶች የሚሰራ ምግብ ሲሆን ይህ ምግብ ለምን ለምን ጥቅም ይውላል? መቼ መቼ ይበላል? እንዲሁም ይህን በመብላታችን ምን ጥቅም እናገኛለን?

ይህ የሚታየው የሰርግ አዳራሽ ወይም የሰርግ ዝግጅት የሚካሄድበት ቦታ ሲሆን የሚያምር እና ለማስጌጥ የታሰበ ነው እና ይህን ማድረግ ምን ጥቅም አለው?

ካንጋሮ የምትባል የዱር እንስሳ ትታያለች። ይች የዱር እንስሳ ከዱር ባለፈ ምን ምን ጥቅም አላት? የትስ ትገኛለች? መገኘዋ የት ነው?

በባህላዊ ምንገድ ብረቶችን አቅልጦ ጠፍጥፎ መሳሪያዎችን የማምረት ጥበብ ይታያል እና ይህ ሰዉየ የሚያመርተው መሳሪያ ምን ጥቅም ይሰጣሉ?

ሊስትሮ የሚባል የስራ አይነት ሲሆን ወንዱ ጫማውን እያስጠረገ ሲሆን ሴቷ ስራዋን እየሰራች ነው። ለምንድነው የሊስትሮን ስራ የምትሰራው? እና ደግሞ ምን ጥቅም አለው? ይሄን ስራ መስራቷ ለእሷ ምን ጥቅም ታገኛለች?

ይህ የሚታየው መሳሪያ ለመቆፈሪያነት የሚያገለግል ነው። ይህ መሳሪያ ስሙ ምን ይባላል? ከምን ከምን መሰራት ይችላል? እንዴትስ አድርጎ ነው ለመቆፈሪያነት የሚያገለግለው?

የምንመለከታቸው የባህል አልባሳት ሲሆኑ ከቆዳ የተሰራ ጫማ፣ ቀበቶ እና ዱላ ይታያሉ። እነዚህ መቼ መቼ ይለበሳሉ?

ይህ መሠረታዊ ፍላጎትን ለማሟላት የሚደረግ የግብርና ስራ ምን በምን ይከናወናል ? ምን ምን ይመረትበታል?

ይህ የሚታየው በ እንስራ የተቀመጠ የመጠጥ አይነት ሲሆን፤ ይህ የመጠጥ አይነት ስሙ ምን ያባላል? እናስ ያሰክራል ወይስ አያሰክርም?

እነዚህ ህግ አስከባሪዎች የቃለ መሃላ ስነስርዓት እየፈፀሙ ነው። እነኚህ የህግ አስከባሪዎች ምን ይሰራሉ? ቃለ መሀላውን ከፈፀሙ በኋላ ምን ማድረግ ይጠበቅባቸዋል?

ይህ የምታዩት አባት የሃይማኖት አባት ሲሆን፤ ማህበረሰቡን የሚያገለግልና የሚያጠምቅ ትልቅ አባት ሲሆን ምን እያደረገ ይታያል?

ይሄ ቆንጂዬ የሚያምር ቢጫ አበባ ያለው የ እጽዋት አይነት ሲሆን ይሄ እጽዋት ለምን ያገለግላል? ምን ምን ጥቅም ይሰጣል? እንደውም ምንስ ጉዳት አለው?

ሶፊ ቡና ከአልኮል ነጻ የሆነ መጠጥ ይታያል። እና ሶፊ ቡናው በምን ነው የተቀመጠው? እሽግ ነው ወይስ አይደለም?

እነዚህ ህግ አስከባሪዎች ሲሆኑ፤ ማህበረሰቦች ፍተሻ በማድረግ ሰላምንና ጸጥታን ያሰፍናሉ። እና እንደዚህ ለማድረግ ምን ምን አይነት ተግባራቶችን ያከናውናሉ?

ይች የምታምር ቆንጆ ልጅ ስትሆን የጸጉሯ የአሰራር ቅርጽ የሚያምር ነው። እንድሁም ይህንን የመሰለ የጸጉር ቅርጽ መቼና እንድሁም እንደት ተደርጋ ተሰራችው።

እነዚህ ሰዎች በማህበረሰብ ተሰባስበው የጤፍ አጨዳ ወይም ሰብል ስብሰባ ላይ ሲሆኑ ፤ እነዚህ ሰብል ስብሰባ የሚያደርጉት መቼ ነው? ለምንድነው ሰብል የሚሰበሰበው?

ይህ ለስብሰባ የሚያገለግል የስነ ህንጻ ግምባታ ቅርጽ ሲሆን መቼ መቼ ይጠቀሙበታል? እንዲሁም ለምን ያገለግላል?

ይህ በብረት ወይም በጠንካራ ብረቶች የሚሰራ የስነህንጻ ግንባታ አይነት ሲሆን ፤ ይሄ ግንባታ በምንድን ነው የሚገነባው ? የት ነው የሚገነባው? የብረትስ ጥቅም ምንድን ነው?

የሚታየው በኢትዮጵያ የገጠር ትስስር ተደራሽነት ለምግብ ዋስትና ፕሮግራም የሚል የፕሮግራም አይነት እየመሩ ይገኛሉ። ይህንን ፕሮግራም የመሩት እነማን ናቸው? በምን ዙሪያስ ነበር?

የኢትዮጵያ የንግድ እና የዘርፍ ማህበራት ምክር ቤት አርማ ይታያል አርማው ምን አይነት ቅርጽ ይዟል? ቅርጹስ ይሄንን የመስለው ለምንድን ነው?

ይህ የሚታየው የዶሮ እርባታ ስራ ሲሆን ይህ የዶሮ እርባታ ስራ ምንአይነት ጥቅም ያስገኛል? እንዲሁም ምን አይነት ትርፍ ይኖረዋል?

በተራራዎች ወይም በስምጥ ሸለቆዎች ውስጥ ያለ መናፈሻ ወይም መዝናኛ ቦታ ይታያል ። እና ይህ መዝናኛ ምን ምን ጥቅም ይሰጣል? በውስጡስ ምን ምን ነገሮች አሉ ወይም ምን ምን ነገሮች ይታያሉ?

ለቤተ መፅሐፍትነት የሚያገለግል የቤተእምነት ሲሆን ቤተ መፅሃፍቱ ምን ምን የመፅሀፍ አይነቶችን ይይዛል? እንዲሁም ስንት ሰዎችን ማስተናገድ ይችላል?

እነዚህ የሚታዩት የማህበረሰብ ክፍል እና ቤተሰቦች ሲሆኑ እነኝህ ቤተሰቦች ውሃ እየተረጩ ይታያሉ። ለምንድን ነው ውሃ የሚረጩት? ለምንስ ምን ጥቅም ያገኛሉ? መቼ ነው የተረጩት?

በጣም የሚያማምሩ የቡና መጠጫ ሲኒዎች ይታያሉ። እነዚህ ሲኒዎች ብዛታቸው ስንት ነው? ከምንድነው የተሰሩት? የተሰሩበትስ የቀለም አይነት ምን ምንድነው?

በአማራ ሚዲያ ኮርፖሬሽን የቀረበ የኮሪደር ልማት የሚል ዜና ፤ በዚህ ዜና አቅራቢው ማነው እና የት ነው የተቀረጸው?

ይህ የሚታየው ብዙ ለቱሪዝምነት የሚያገለግል የድሮ ወይም የቅርስ ቦታ ሲሆን ይህ የቅርስ ቦታ የት ነው የሚገኘው? ማን ማን ነው ሊጎበኘው የሚችለው?

ሁለት ጥጃዎች ወይም የላም ልጆች ይታያሉ። ሁለቱም ሳር እየተመገቡ ነው። ለምንድን ነው የታሰሩት? እናስ ደሞ ጆሯቸው ላይ የተበሱት ለምንድን ነው?

ይሄ የሚታየው በኢትዮጵያ ቴሌኮም አዘጋጅነት የአድማስ ዲጂታ ሎተሪ ማስታወቂያ ሲሆን አንደኛ ዕጣ ስንት ብር ያገኛል? ሁለተኛ ዕጣ ስንት ብር ያገኛል? ሶስተኛዕጣ ስንት ብር ያገኛል?

ይህ የሚታየው የቤት እቃዎች መካከል ሲኒ እና ማንኪያ ሲሆን ይህ ሲኒ የሚሰራው ከምንድን ነው? እንዲሁም ጌጣጌጦቹስ ከምን ከምን ይሰራሉ?

አየር አብራሪውን የሚያግዝ መሠረታዊ አገልግሎት ሲሆን ይሄ መሠረታዊ አገልግሎት ባይኖር ምን ጉዳት አለው? መኖሩስ ምን ጥቅም አለው? ለምንስ ነው እጁን እንደዚህ እያወዛወዘ ምልክት የሚሰጠው?

ይህ የሚታየው የፖለቲካ ስነ ስርአት ዝግጅት ላይ የምረቃ ፕሮግራም እያደረጉ እገኛሉ። ይሄንን የይምረጡ ፕሮግራም የሚያደርጉ እነማን ናቸው? አንዷስ ምረቃውን ያለፈችው?

የሚያምር ከባህር ዳርቻ ላይ ያለ መዝናኛ ወይም መናፈሻ ይታያል። በመብራት ተውቧል። ይህ መናፈሻ ምን ምን ጥቅም አለው? እናስ በሀገር ደረጃ የሚሰጠው ጥቅም ምንድን ነው?

ይህ የሚታየ መጓጓሻ ወይም ተሽከርካሪ ሲሆን እና ይህ መጓጓዣ ወይም ተሽከርካሪ ምንድን ነው ጭኖ ያለው? እንዲሁም ስሙስ ምን ይባላል?

ለመኖሪያ ቤትነት የሚያገለግል አፓርታማ አፓርታማዎች ሲሆኑ እነዚህ አፓርታማዎች ስንት ሰዎችን ወይም ቤተሰቦችን ይይዛሉ? ከምን ይሰራሉ ?እንዴት ይሰራሉ? በምን ይሰራሉ?

ያልበሰለ አትክልት ወይም አቡካዶ ይታያል ።እና ይህ አቡካዶ ከአትክልትና ፍራፍሬዎች የሚመደበው አትክልትና ፍራፍሬ ወይም አቡካዶ ከምግብነት ባለፈ ለምን ለምን ጥቅም ይውላል ?

እነኚህ የሚታዩት የቤትና የቢሮ እቃዎች መካከል የቤት እቃ ለምን ለምን ጥቅም ይውላል? ምን አይነት አገልግሎትስ ይሰጣሉ?

የዱር እንስሳት ነዉ። ይሄ የዱር እንስሳት ስንት እግር አለዉ? ስንት ቀንዶች አሉት? እና ቀንዶቹስ ጥቅማቸዉ ምንድን ነዉ?

ይህ የሚታዬው የዱር እንሰሳት ሲሆን እፅዋት ጃኑባ አካባቢ ይህ የዱር እንሰሳት ስም ምን ይባላል? ለምን ጥቅምስ ይውላል? የትስ ይገኛል?

የዜጎችን ደህንነትና ንብረት ለመጠበቅ ሌት ተቀን የሚሰሩ ታማኝ የህዝብ አገልጋዮች። ወንጀልን ለመከላከልና ወንጀለኞችን ለፍርድ ለማቅረብ ቆራጥ እርምጃ የሚወስዱ።

ያገባ ሰው ባህላዊ ልብስ ሲሆን በባህላዊ መንገድ የተሰራ ነው። የሚሰራው ጥሬ እቃው ከምን ከምን ይገኛል? እንድሁም እሱስ የለበሰው ለምንድን ነው?

ይህ ገዥ እና ሻጭ የሚገናኙበት የንግድ ቦታ ሲሆን ገዥ እና ሻጭ የሚሻሻጡበት ወይም ሱቅ ምን ምንድን ነው ያለው? እናስ በስንት ነው የሚሸጡ?

ይህ የሚታየው ከመስታወትእና ከእንጨት የተሰራ የቤት ዕቃ ሲሆን ይህ ለምን ለምን ያገለግላል ምንስ ጥቅም አለው ከቤት እቃዎች መካከል ምንን ለማስቀመጥ ያገለግላል ?

ይህ የሚታየው ቤተክርስቲያን ሲሆን በግንባታ እና በህንፃ ላይ ነው። ይህ ህንፃ ምን ምን ተግባሮች ይካሄዱበታል እንዲሁስ ምን አይነት ጥቅም ይሰጣል?

ቁም ሳጥኖች የሚባሉ የቤት እና የቢሮ እቃዎች ማስቀመጫ ወይም መደርደሪያ ሲሆን ይሄ ደርደሪያ የሚሰራው ከምን ከምን ነው? ምን አይነት ቀለምስ ተቀብቷል? እንዲሁም በማን ይሰራል?

የአማራ ብሔራዊ ንቅናቄ ወይም አብን ተብሎ የሚጠራው የፖለቲካ ፓርቲ አርማ የሚታይ ሲሆን ይሄ አርማ ወይም ይሄ መገለጫ የተሳለው ወይም የተመሰረተው መቼ ነው ፣በማን ነው የተመሰረተው፣ ለምንድነው የተመሰረተው?

እነዚህ የሚታዩት መጓጓዣዎች ወይም ተሽከርካሪዎች ሲሆኑ እነዚህ ተሽከርካሪዎች ከምን ከምን ይሰራሉ? የት የት ይሰራሉ ወይም ይመረታሉ? እና ባለስንት እግር ናቸው?

ይህ የሚታየው ዛፍ የግብርና ማሳ ሲሆን በዚህ የግብርና ማሳ ላይ ያለው ዕጽዋት ምንድን ነው? ምንስ ነው የሚመረትበት? ጥቅሙስ ምንድን ነው?

ይህ የሚታየው ከግብርና ስራ የሚመደብ ንቦችን የማርባት ስራ ነው። ይህም ምን ጥቅም ያስገኛል?

የግራጫ ቃሎች የሚለው መጽሃፍ ከበር ይታያል። የፃፈውም አዳም ረታ ነው። ይህ መጽሐፍ ስንት ገጾች አሉት? እናስ መቼ ተጻፈ?

ይሄ መስታወት ወይም የውበት መጠበቂያ መስታወት ሲሆን ለምን ለምን ያገለግላል? ከምን ይሰራል? ምን አይነትስ ቅርጽ አለው?

በዘንባባ ዛፍ የተሸፈነ አረንጓዴ አካባቢ ይታያል ይህ አረንጓዴ አካባቢ አረንጓዴ መሸፈኑ ምን ጥቅም አለው እና እንደዚህ እንዲሆን ያደረገው ለምንድን ነው?

ተራራ ላይ ተሰርቶ የሚገኝ በሳሮች በሳር የተሰራ ቤቶች ሲሆኑ ለመናፈሻ የሚያገለግል ነው። ይህ መናፈሻ በቀን ስንት ገቢ ያገኛል? አንድ ሰውስ እዚህ ለመግባት ምን ያክል መክፈል አለበት?

በኢቲቪ፣ በዋልታ፣ በፋና እንድሁም በሌሎች የቴሌቪዥን ስርጭቶች የቀረበ ሲሆን ማን ነበር ያቀረበው? ለምን ነበር ያቀረበው? መቼ ነበር ያቀረበው? እና ቃለመጠይቁንስ ያደረገው ማን ነበር?

ይኽ የሚታየው የስነ ህንፃ ግንባታ አይነት የሆነው የጎንደር ፋሲለደስ ቤተ መንግስት ነው። ይኽ ቤተ መንግስት መቼ ነው የተሰራው? እንዴት ነው የተሰራው? በማን ዘመነ መንግስት ነው የተሰራው?

ይህ የሚታየው ኡዞ የሚባል የመጠጥ አይነት ሲሆን ይህ የመጠጥ አይነት ምን በሚባል የአምራች ድርጅት ነው የሚመረተው? የትስ ነው የሚመረተው ጥቅሙስ ምንድነው?

እሂ ጉዞ፣ ቱሪዝም የሚካሄድበት መሻገሪያ ድልድይ ሲሆን ይህ ድልድይ ለምንድን ነው የተሰራው? መቸ ነው የተሰራው? ምንስ ጥቅም አስገኘ ከተሰራ በኋላ?

እዚህ የሚታየው የቀይመስቀል አንቡላንስ መኪና ሲሆን ይህ መኪና ለምን ለምን አገልግሎት ይውላል? ምን ምን ጥቅሞችን ይሰጣል እንድሁም ከሌሎች የለየ የሚያደርገው ምንድን ነው?

በጎን መኪና መንገድ ያለው መናፈሻ ወይም መዝናኛ ይታያል ይህም መናፈሻ ምን ምን ነገሮች ምን ምን የሚባሉ አትክልት ወይም እፅዋቶች ይታየናል? ከመነፈሻውስ ምን ያክል ሰዎች ይታዩናል?

ይህ ለመጓጓዣነት የሚያገለግል የተሽከርካሪ አይነት ሲሆን። ይህ ተሽከርካሪ ስንት ሰዎችን ይጭናል? እንዲሁም ስንት ጎማ አለው? ቀለሙስ ምን አይነት ነው? እንዲሁ ምን ምን መስፈርቶችን ማሟላት አለበት?

ይህ የሚታየው በማህበር ወይም በህብረት ሆነው የግብርና ሰራተኞች የግብርና ተግባር እያከናወኑ ሲሆን ይህ የግብርና ተግባር ምንምን ነው የሚያደርጉት? እንድሁም በህብረትስ የሚሰሩት ልምንድን ነው?

ይህ የሚታየው የክርስትና ሃይማኖት ክብረበአል ሲሆን ይህ ክብረ በአል የሚካሄደው መቼ ነው? የት ነው? እንደት ነው ክብረበአሉስ የሚከናወነው?

ይህ የምትታየው የምታምር በራሪ የወፍ አይነት ስትሆን ይች የወፍ አይነት የቤት እንሰሳ ናት ወይስ የዱር እንሰሳ ናት? እንዲሁም ምን አይነት ቀለም አላት። መኖሪያዋንስ እንዴት አድርጋ ነው የምትሰራው?

የመኖሪያ ቤት ሲሆን እነዚህ መኖሪያ ቤቶች የሚሰሩት ከምንድን ነው? ምን ምን ጥሬ እቃዎችን ይጠቀማል? መኖሪያ ቤት ለመገንባት ስንት ሰው ይኖርበታል?

ይህ ሳር ቤት ነው። ክርቀት የሚታየው ክብ ነው ቅርፁ። ለምንድን ነው? ከምን ከምን ተሰራ?

ይህ የሚታየው የገንዘብ ቦርሳ ሲሆን እንደ ጌጣጌጥነት ያገለግላል ይህ ቦርሳ ከምን ከምን ይሠራል ይህንም ቦርሳ ለመስራት ምን ያክል ጊዜ ይወስዳል? ጥሬ እቃውስ ከየት ነው የሚገኘው?

ይህ ምስል ለባህል ህክምና የሚጠቀሙት እፅዋት ሲሆን ለምን መድሀኒትነት ያገለግላል?

ሕገ መንግሥት የአንድን ሀገር መሠረታዊ የሕግ ማዕቀፍ የሚያሳይ ሲሆን የመንግሥትን ሥልጣን ይገድባል እንዲሁም የዜጎችን መብት ያስከብራል።

ይህ የሚታየዉ ከአትክልትና ፍራፍሬዎች የሚመደብ ምግብ አይነት ሲሆን ይህ የምግብ አይነት ጥቅሙ ምንድን ነዉ? ከየትስ ይገኛል? እንዴትስ ነዉ የሚመረተዉ? እና እንዴትስ ነዉ እሱን ለምግብነት የምናዉለዉ?

ይህ የሚታየዉ የተሸነቆረ ተራራ ሲሆን ይህ የተሸነቆረ ተራራ ወይም ዋሻ ነገር ለመዝናኛነት እና ለመናፈሻነት የሚያገለግል ነዉ። ይህ ቦታ የት ነዉ የሚገኘዉ? እና ደግሞ በምንድን ነዉ እንደዚህ የሆነዉ?

ኤም ማስታወቂያ ስራ ሲሆን። የ ኤም ማስታወቂያ ምን ምን ያስተዋውቃል? እንድሁም ምንን ለመሸጥ ነው ይሄ ማስታወቂያ የተዘጋጀው?

ይህ የስፖርት ወይም የውድድር አይነት ዋና የሚባል ሲሆን ዋናን ለማካሄድ ስንት ሰአት ይፈልጋል? እና አሸናፊስ ምን ያገኛል። እንድሁም አንድ ሰው እዚህ ውድድር ውስጥ ለመግባት ምን መቻል አለበት? ምን መስፈርት ማሟላት አለበት?

ይች የምትታየው ታዋቂዋ የሙዚቃ አቀንቃኝ የሆነችው አስቴር አወቀ ስትሆን ይህች የሙዚቃ አቀንቃኝ ስንት ሙዚቃዎችን ዘፍናለች? በስንት ዓመተ ምህረት ነው የተወለደችው? እንዲሁም ስንት ልጆች አሏት?

ይህ ሻይ የሚባል የመጠጥ አይነት ሲሆን ከትኩስ መጠጦች የሚመደብ ሲሆን ይህ መጠጥ ምን ምን ጥቅም አለው? መቼ ይወሰዳል? ወይም ደግሞ መቼ ይጠጣል? እና ደግሞ ከምን ጋር ይጠጣል?

ይህ የሚያየን የጫማ አይነት ስሆን ይህ የጫማ አይነት ምን አይነት ቀለም አለው? እንዲሁም ምን አይነት አርማስ አለው? የየትኛው ድርጂት መገለጫ ነው?

ይህ ለምግብነት የሚውል ከአትክልትና ፍራፍሬዎች የሚመደብ የምግብ አይነት ሲሆን ይህ የምግብ አይነት ስሙ ምን ይባላል? እንድሁም ጣምናውስ ምን አይነት ነው? ወይም ምን አይነት ጣምና አለው?

ይህ የሚታየው ገንፎ የሚባል የምግብ አይነት ሲሆን። ገንፎ ከምን ከምን ይሰራል? እንዲሁም ነጩ ከገንፎ ስር የሆነ ያለው ምንድነው? ምንስ ጥቅም አለው? ይህንን መብላት።

ታሪካዊ ወይም ለጉብኝት የሚሆን ታሪካዊ ቦታ ሲሆን በአመት ምን የክል ጎብኚዎች ያገኛል? ይህ ቦታ መኖሩ ምን ጥቅም አለው? እናም በቀን ስንት ያገኛል?

ጎጆ ሴራሚክ የጎጆ ሴራሚክ ድርጅት አርማ ይታያል። እና ይሄ አርማ ለምንድነው የተቀመጠው? እና ድርጅቱስ ምን ምን ስራዎችን ይሰራል? በምን አይነት ዲዛይኖቹ ይሰራል?

ይህ የሚታየው የመሰረታዊ አገልግሎት አካል የሆነው መኪና መንገድ ሲሆን የሚያምር እይታ ያለው ሲሆን ይህ መንገድ የሚገኘው የት ነው? ለምንስ ጥቅም ይውላል? እንዲሁም ምን አይነት መኪኖች ናቸው በዚህ የጉዋዙበት?

ይህ የሚታየው ታዋቂ እና መሪ የሆነ አባታችን ሰው ነው። እኒህ ሰዉየ ስማቸው ማን ይባላል? ምንድን ነበር ስራቸው? መሪስ የሆኑት በምን ላይ ነበር?

ይህ የጉሙሩክ ኮሚሽን አርማ ሲሆን ይህ አርማ ምን አይነት ቅርጽ አለወ? በማን ነው የተመሰረተው እንዲሁም ምን ጥቅም አለው? መቼስ ነው የተመሰረተዉ?

ይህ የሚታየው የግብርና ማሳ ሲሆን ግብርና በብዛት የሚካሄድበት ቦታ ነው እና እዚህ የግብርና ቦታ ላይ ምንም አይነት ሰብል ወይም የአትክልት አይነቶች ይመረትበታል::

ይህ የሚታየው የፀጉር የስሪት አይነት ሲሆን ባህላዊ ውዝዋዜዎች አካባቢ ይጠቀሙበታል። ይህ መሰረታዊ ስሙ ምን ይባላል? እንዲሁም እንዴት ነው የሚሰሩት?

ይህ የሚታየው የጸጉር ስርየት ሲሆን ይህ የፀጉር ስርየት አይነት መቼ መቼ ይጠቀሙበታል? እንዲሁም ለምንስ ይውላል እንዴትስ ነው እንደዚህ የሚሰራው?

ሽምብራ በመባል የሚታወቀው የዕፅዋት አይነት ሲሆን ለምግብነት ያገለግላል። ይህን ሽምብራ ለማምረት ምን ያህል ጊዜ ያስፈልጋል? እንድሁም ይህንን ሽምብራ መመገብ ምን ጥቅም ያስገኛል?

እነዚህ ቤታቸው ወይም ሰፈራቸው ተወሮባቸው ስደት ላይ የሚገኙ ሰዎች ተኝተው ይታያሉ። እነዚህ ሰዎች ለምነው እዚህ ቦታ ላይ የተኙት? እና መንግስትስ መፍትሄ አይፈልጋቸውምዴ?

ይህ የሚታዩት የጌጣጌጥ አይነቶች ሲሆኑ ይህ የጌጣጌጥ ዓይነት ምን ይባላል? ስሙ ምን ይባላል? እንዴትስ ማሰራት ይቻላል? ከምን ከምን ይሰራል? እንዲሁም ለምን ጥቅም ይውላሉ?

ይህ የሚታየው ስአል ሃይማኖታዊ ስዕል ሲሆን ክርስትና ሃይማሮት ቤተክርስትያን ዉስጥ የሚገኝ ነው። ይህ ለንም ቤተ ክርስትያን ውስጥ የቀመጣል?

አማራ አቀፍ ልማት ማህበር ይታያል? እና ይህ አርማ በውስጡ ምን ምኖችን ይዟል? ለምንስ ይጠቅማል? ምን አይነት ቅርጽስ አለው?

የላሊበላ ውቅር አብያተ ክርስቲያን ሲሆን ይሄ ቤተክርስቲያን ለመለኮታዊ ስርአት ያገለግላል። ይህም ቤተክርስቲያን የተሰራውም መቼ ነው? በማን ዘመነ መንግስት ነው የተሰራው? የት ነው የሚገኘው?

ይህ የሚታየው ባህላዊ የምግብ ዓይነት ሲሆን ይህ ባህላዊ የምግብ ዓይነት ምን በመባል ይታወቃል? መቼ ነው እንደዚህ ያለ ባህላዊ ምግብ ለሰዎች የሚቀርበው?

የቤት እና የቢሮ እቃዎች መደርደሪያ ቁምሳጥን ሲሆን ከምን ከምን ይሰራል? በስንት አይነት ዲዛይን መሠራት ይችላል? እንዲሁም የት የት መገኘት ይችላል?

የሚታየው ጫማዎች ሲሆን ይህ ጫማዎች የወንድ ወይስ የሴት፤ እንዲሁም ይህ ጫማ ከምን ከምን መሰራት ይችላል? ይህን ጫማ ለምን አገልግሎት መጠቀም ይቻላል?

ይህ የሚታየው ተፈጥሮኣዊ አካባቢ ሲሆን ባር አለ። ይህ ባህር የት ነው የሚገኘው እንዲሁም እዚህ ባህር ውስጥ ምን ምን ይገኛል?

ይህ የሚታየው ብዙ አይነት ያለው የምግብ አይነት ሲሆን ከላይ ሩዝ ይታያል። ይህ ምግብ መመገብ የሚቻለው መቼ እና የት ነው? እንድሁም ይህን መመገባችን ምን ጥቅም ይሰጠናል? ይህንን ምግብ ከምን ከምን እናገኘዋለን?

የሚያምር እይታ ያለው ተፈጥሯዊ አካባቢ ሲሆን ይህ ተፈጥሯዊ አካባቢ ምን ምን ሰብሎችን በውስጡ ይዟል? እንዲሁም እነዚህ ሰብሎች ለምን ለምን ጥቅም ይውላሉ ሰዎቹስ ውስጥ ምን እየሰሩ ነው?

ይህ በምስሉ የሚታየው ውብና የሚያምር የተፈጥሮ ስራ ሶስት ገበሬዎች ይታያሉ። እነዚህ ሶስትገበሬዎች ምን ምን ይዘዋል? እንዲሁም የያዙት ዕቃ ለምን ለምን ያገለግላል?

በጣም የሚያምር የተፈጥሮ አካባቢ ይታያል። እና ይሄ አካባቢ ለምን ለምን ያገለግላል? ምን ምን ጥቅሞች አሉት? እና ሰዎችስ ከጥቅምነት ባለፈ ወይም ከእርሻነት ባለፈ ለምን ይጠቀሙታል?

ይህ የሚታዬን የማህፀን ቅርፅ ያለው ሲሆን ይህ የማህፀን ቅርፅ በባህላዊ የህክምና ዘዴ የሚታከምማለት ነው። እና ይሄ የእክምና አይነት ለምን በሽታ ፈውስነት ነው የሚያገለግለው?

ልዩ ፍላጎት የሚያስፈልጋቸው ማለትም ማየት የተሳናቸው የሚማሩበት የክፍል አይነት ነው። ይህም ትምህርት ሲሆን የሚጠቀሙት መሳሪያ ምን ይባላል?

መኮረኒ ፖስታ የሚታይ ሲሆን መኮረኒ እና ፓስታ የሚታይ ሲሆን ይህ መኮረኒ እና ፓስታ የት የት ልናገኘው እንችላለን? በኪሎስ ስንት ነው የሚሸጠው?

ቀይ፣ ቢጫ፣ ቀይ አግድም የተሰመረ ባንዲራ ይታያል። እና ባንዲራው ለምንድነው የተሰቀለው? ከስር የባቡር ሀዲድ አለ ለምን ነው የሚጠቅመው?

ባህላዊ የልብስ ጌጥ የልብስ አይነት ሲሆን ይሄ ልብስ ከምን ከምን ይሰራል? ጌጣጌጦቹስ ምን ምን ናቸው? እና ለምን ለምን ይለበሳል?

ይህ በክርስትና ሃይማኖት የበአል አከባበር ሲሆን ይህ የበአል አከባበር የሚካሄደው የት ነው? ምን አይነት የአከባበር ስነስርአት አለው? እንድሁም በአመት ስንት ጊዜ ይከበራል?

ይህ የሚታየው በየአይነት የሚባል የምግብ አይነት ነው። ከዚህ የምግብ አይነት መመገብ ምን ጥቅም ያስገኛል? እንድሁም የትየት ማግኘት ይቻላል?

ከቃል እስከ ባህል የሚል በባህር ዳር ከተማ አስተዳደር የብልጽግና ፓርቲ ቅ/ጽ/ቤት ቅድመ ሁለተኛ መደበኛ ጉባኤ ኮንፈረስ የተዘጋጀ የፖለቲካ መድረክ ለምንድነው ይሄ መድረክ የተዘጋጀው? እነማን ነበሩ ሲመሩት የነበር?

ይሄ የሀይማኖት ስፍራ ነው። ወይም የሃይማኖት ጉዙ የሚደረግበት አካባቢ እና የባህል አንዱ አካል ነው። ይህ ጉዞ የሚደረግበት ሀገር የት ነው? ለምንድን ነው ጉዞ የሚደረገው?

የምታዩት የሃይማኖቱን የክርስትናው እምነት አባት ሲሆኑ። አቀባበል እየተደረገላቸው ስለ ምንድን ነው ቃለመጠይቅ የተደረገላቸው? እናስ መቼ ነው ቃለመጠይቅ የተደረገላቸው?

ቁንጮ የሚባል የጸጉር ቁርጥ የተቆረጠ ህጻን ልጅ ይታያል። እና ይሄ ቁንጮ ለምንድን ነው ቁንጮ የተስተካከለው ይሄ ህጻን ልጅ? ቁንጮ ሲስተካከል በምንድን ነው የተስተካከው?